ኮንትሮባንድ ኮንትሮባንድ ንግድ አንዱ የንግድ አይነት ሲሆን ህገወጥ ንግድ ነው። ይህ ንግድ እንግዲህ የተለያዩ ሸቀጣሸቀጦችን ሊሆን ይችላል እቃዎችን ሊሆን ይችላል በድብቅ ህግ ሳያውቅ ትርፍን ብቻ አላማ በማድረግ የሚሰሩት ወይም የሚነግዱት ንግድ ነው።

መኮረኒ ከሱፐር ማርኬት ምርት ሲሆን ከስንዴ ምርት ተቀምሞ በፋብሪካ የሚዘጋጅ አብዛኛውን ግብዓት የሚወስደው ከስንዴ ሲሆን ለምግብነት የሚውል በሱፐር ማርኬት የምናገኘው ምርት ነው።

ፑላፕ ፑላፕ የምንለው ከአግዳሚ እንጨት ላይ ወይም ብረት ላይ በመንጠልጠል ወደታችና ወደ ላይ በማለት የሚሰራና የእጅ ጡንቻን ለማጠንከር የሚጠቅም የስፖርት አይነት ነው።

ማር ምግብ ሲሆን ንቦች አበባ ቀስመዉ ከተለያዪ ቦታዎች አበባዎች እዲሁም የእፅዋቶችን አበባ በመሰብሰብ የሚሰሩት ከንብ የሚገኝ ምርት እና ለምግብነት የሚውል ነው።

ግሽን ደብረከርቤ በስሮዳ የሚገኝ በጣም አስገራሚ መልካምድር እና ታሪክ ያለው ክርስቶስ ራሱ የተሰቀለበት መስቀል በቦታው ያለበት እና ተራራው በራሱ በተፈጥሮ የመስቀል ቅርፅ ያለው ታሪካዊ ቦታ ነው።

ቀበሮ ቀበሮ የዱር እንስሳት ስትሆን የቤተ እንስሳትን በግና ፍየል በማዳን የምትበላ በተለያዩ አካባቢዎች የምትኖር ቀበሮ በመባል ትታወቃለች።

ጋሪ ከሁለት የመኪና ጎማዎች እንጨትን በማጋደም በመስራት እንዲሁም ከፊት በፈረስ ጋር በማገናኘት ፈረሱ እንዲስብ እና ከኋላ በመሆን አሽከር በማድረግ የቅርብ ርቀት የሚያገለግል ማጓጓዣ ወይም ተሽከርካሪ ነው።

የኤሌክትሮኒክስ ጋር ሲሆን የተለያዩ መረጃዎች ለመቀየር የሚያገለግል የኤሌክትሮኒክስ መሳሪያ ነዉ።

አህያ የቤት እንስሳት ስትሆን በርካታ አገልግሎቶችን ትሰጣለች ልክ ሌሎች ዘመናዊ ተሽከርካሪዎች በሌሉበት አካባቢ ለጭነት እንዲሁም ለመጓጓዣትተ የምታገለግል የቤት እንስሳ ነች።

በያይነቱ በያይነቱ የምግብ ዓይነት ሲሆን ተወዳጅና የተለመደ እንጀራ ላይ በጣም በርካታ ዓይነት የምግብ አይነቶችን በያይነቱ

ጫት አንዱ የሰብዓዊነት ሲሆን ሁሉም ሰው በሚባል ደረጃ አብዛኛው ቦታዎች የሚቀመው እና አንዳንድ ሰዎች ለዱዓ እያሉ የሚጠቀሙት የእጽዋት አይነት ነው።

ገበታ ገበታ በአሁኑ ሰዓት ብዙ ጊዜ የማይታወቅት ግን በድሮ ሰዓት አንዱ የቤት እቃ የሆነው በተለያየ ነገር የሚያገለክል ከእንጨት የሚዘጋጅ የቤት ውስጥ እቃ ነው።

የሰርግ ሙዚቃ የሰርግ ሙዚቃ በሰርግ ላይ ወይም ደግሞ ስለ ሙሽሮቹ ወይም ደግሞ ስለሙሽሮቹንቤተሰቦች የሚዘፈን ሙዚቃ በሰርግ ላይ የሚዘፈን ሙዚቃ ነው።

ወጥተን ሴቶች የሚሰሩት የፀጉር እስታይል ጸጉርን ከታች በመያዝ ሳይሆን ለራሱ ከያለበት ቦታ ወጦ እያደረጉ ነው የሚሠሩት የሴቶች የፀጉር እስታይል

ማጨድ በቤት ውስጥ ከምንጠቀምባቸው ልዩ ልዩ እቃዎች አንዱ ሲሆን በተለይ ለግብርና ስራ ወይም ለአርሶአደሮች በብዛት አገልግሎት የሚሰጥ ነው። የተለያዩ ነገሮችን ሰብሎችን በማጨድ የሚሰበሰቡበት ሳርን የሚያጭዱበት ከልዩ ልዩ መሳሪያዎች ውስጥ የሚጠቅሱት ነው።

የልብስ ማአጠቢያ ማሽን የልብስ ማጠቢያ ማሽን ውሃውን ና የምንፈልገውን የማጠቢያ የሚከላርጉ ሊውን ችላል። እንደዚህ ሳሙና ሊሆን ይችላል አድርገን ልብስን በማሸት በመጭማቅ ጊዜን ቆጥቦ የሚሠራለን ማሽን ነው።

ዣራክ ዴርቶጋዳ ቀጥሎ ለሁለተኛ ክፍል የሆነ በስናይ መጽሐፍ እና በጣም ደስ የሚል ታሪክ ያለው የልብ ወለድ መጽሃፍ ነው

ሩጫ፦ ሩጫ በብዛት በተለያዩ ሀገራቶች የተለያየ ሽልማት የሚያስገኝ ሀገርንም የሚያኮራ ከስፖርቶች ሁሉ ከፍ ያለ የስፖርት አይነት ነው።

ቴሌቪዥን ቴሌቪዥን አንዱ የኤሌክትሮኒክስ እቃ ሲሆን ይኸውም በተለያየ ቻናሎች የሚተላለፉ ዜናዎችን ቪድዮዎችን የሚያሳይ እና ከድሽጋ በማዋቀር ሳተላይቱን የሚሠራ ኢሌክትሮኒክስ እቃ በቤት ውስጥ የሚነጠቀምበት እቃ ነው።

ሂሳብ እንግዲህ ከትንንስ ስሌቶች እስከ ተላላቁ እስከ ካልኩለስ ድረስ እስከ ኢንተግሬሽን ከደርቤት ድረስ ያለውን ሙሉህ የሚያጠቃለል የማሰብ አድማስን የሚያሰፋ ብዙ ስሌቶች የሚበዙበት ትምህርት ነው፡፡

የመብራትን መሰረ ተልማት መብራትን መብራት በሌለባቸው አካባቢዎች ተደራሽ ማድረግ እና የመብራትን አገልግሎት እንዲያገኙ ማድረግ ዋነኛ እና አንዱ መሠረ ተልማት ነው።

ታንኳ ባህር ላይ አገልግሎት የሚሰጥ ከደንገል በቀላሉ የሚያዘጋጇት በመቅዘፊያ እየቀዘፉ ከህብስ በባሔር አቋርጠው ወደ እብዝ ለመድረስ ለመጓጓዣ የሚታገለግል ነች።